ይህ አረንጓዴ ምስል የኢትዮቴሌኮም እና የቴሌ ብር ሎጎ ያለው የሞባይል ዩዘር ኢንተርፌስ ያለበት እና የሁለት ሯጮች ሎጎ ያለበት እንዲሁም የተለያዩ ምልክቶች ያለበት ነው ። የኢትዮቴሌኮም እና ቴሌብር ማስታወቂያ ይመስላችኋል?